ቆርቆሮ ቤት መቆርቆር ቤት በኢትዮጵያውያን ደሀውም ሀብታሙም እንደ ሀቅሙ ሰርቶ ከፀሀይ ከንፋስ ራሱን ከልሎ የሚኖርበት የመኖሪያ ቤት አይነት ነው። ይህ የመኖሪያ ቤትም በውስጡ በአንዳንድ ቤት ትልቅ የሆነ ፍቅር በአንዳንድ ቤት ደግሞ ጠብ ያለብትም ጭምርት ነው።

የሀገር መከላከያ ሰራዊት የሀገር መከላከያ ሰራዊት ስንል በአእምሯችን ቀድሞ የሚመጣ የሀገር ዳር ድንበሯን የሚያስከብሩ ጀግኖች ወታደሮቿ ትዝ ይለናል። የሚለብሱት ልብስ ሲንቀሳቀሱ ፣አካሄዳቸው ምናምን አእምሯችን ላይ ቀድሞ ይመጣል። እነዚ ምርጥ የሀገራችን ህግ አስከባሪ ሰዎች ነበሩ።

ሱቆች የሚሰጡት አገልግሎት እንዲህ በቀላሉ ለመግለጽ አዳጋች ነው ለምን በአካባቢያችን ሱቅ ባይኖር እስኪ እሰቡት ክብሪት እንኳን ትንሿን ነገር ለማግኘት ምን ያክል ጎዳናዎችን አቆጣጠር እንደምንሄድ እና ሱቅ ቀላል የሚባል አገልግሎት ይሰጣል ማለት እንችላለን?

ፈቃ መግቤት አብየት የሚሳራው መግቤት ከዚያቤት ሽሮት ሁሉት ፖስተዎት ሁሉት እንቆላልፍር ፍሩስጋፍር በቀ ሂለእያልመጉቡ በቃ ሁልንኑነሚል ተሉት አይተለቻች በጠግባችሁ ለራሱ ስንብላችሉ በሉት ይችላላች እዚቤት ጎራ ብትሉ

እስክርቢቶ ትምህርት የሚኖር ይመስላችኋል አስቡት እስኪ እንዴት ነበር እስክርቢቶ ባይኖር ይመስለኛል እንደኔ ግን ትምህርት የሚኖር አይመስለኝም።

ኢትዮጵያዊ መናፈሻ ጣይቱ መናፈሻ ሁሉም ሰው ብሎ በተለይ ከ 10 ሰዓት በኋላ ምክንያቱ ደግሞ አረንጓዴ ቦታ መሆኑን የአየሩ ቅዝቃዜ የወፉ ዝማሬ በቃ ደስ የሚል ከተፈጥሮ ጋር ለመነጋገር የሚያገለግል መናፈሻ አይነት ነው።

ጫማ ነጋዴ መቼም በየአካባቢያችን ጫማ እንደሚመርጥ ታውቃላችሁ እና ለዚህ ሁሉ ይጠቅማል ጫማ ነጋዴ ከትምፈላል ያቀርብልናል እኛ በአይነት ባይነቱ መርጠን እናደርጋለን።

ወንበር መቸም ቤታችንን ያለወንበር ብናስበው ምን አይነት አስቀያሚ እንደሆነ ግልጽ ነው። ቤት ውስጥ መቀመጫ የለም ማለት ያው በቃ ቤትነው ለማለት ራሱ ያዳግታል። ምክንያቱም ቤት ያለወንበር ምንም ነው።

ትሪ ትሪ በቤታችን ውስጥ ምግብ ለመመገቢያነት ከምንጠቀምባቸው እቃዎች መካከል አንደኛ ሲሆን ይህ እቃም ከሌሎች እቃዎች ለየት ያለ ሰፋ ያለ ሆኖ በአንድ ላይ ብዙ ሰዎች ባንድ ክብ ሰርቶ እንዲመገቡበት የሚያደርግ የመመገብያ እቃ ነው።

የሀበሻ ቀሚስ የለበሰች ላይ እጅግ የመጣ ድንኳን እናያለን የሀበሻ ቀሚስ ለእርሱ ስናይ እናቶቻችን ኢትዮጵያውያን ኢትዮጵያንም ያስታወሱ

ሰዎች ባህር አቋርጠው አዲስ እንጀራ ፍለጋ ሃገራቸውን ትተው ይሰደዳሉ እነዚህ ግን ሀገራቸው ምን ያህል ቢቸግራቸው ነው እንደዚህ ወስነው ጉዞ የሚጀምሩት?

የልብስ ኬሄጥ ልብሳችው ላይ የተለዩ ጌጦችን በማድረግ በሩቅ ሲየሳቢ እና ማራክ ሁንን እነታያለን በተለይስ ሴቶዎች ልብሳቸው የሚያደርጓቸው የተለዩ ግጦች በወንዶች ተሳቢ እንዲሆኑ ያደርጋቸዋል

ገዱ አንደርጋቸው ገዱ አንደርጋቸው አማራን ክልል በፍቅር ያስተድሩ እርስስምስተዳደር ሲሆኑ በአሁን ወቅትን ባዓለምሆነው የተለያዩ ሀሳቦችንም ይሰጣሉ ምንለ ሀገሬቱን ሰላምስ ለማድረግ በተለይ ስለክልላቸው ዞርብላይተው ዮሆነ ነገር ቢሉ።

ሲሆን ዚሆን ከዱር እንስሳቶች በግዝበቱ ተወዳዳሪ የለለው ከአፉ በኩል ቀጠን ያለ አፍንጫ ያለው ሲሆን ይህ እንስሳም ከሌሎች እንስሳላይት ያለ አፍም አለው

እንጂነር እንጂነር የተያዩ ድንቅ የሆኑ ስነ ሕንፃዎችን የሚነድፍ መንገዶችን አቅጣጫው የሚቀይስ ድንቅ የሆነ ሙያም ነው።

የቅርጫት ኳስ ከሌሎች የስፓር አይነቶች ለየት የሚያደርገዉ በቁመታቸዉ ገዘፍ ገዘፍ ያሉ ሰወች መኖራቸዉ እና በዚህ ዉድድር ላይም በአብዛኛዉም ጊዜ በቁመት ትላልቅ መሆን ግዴታ የሆነበት የስፖርት አይነት ነዉ።

ለስላሳ መጠጦች ባይኖሩ ግን በምን እነዝናና ነበር ቢራ የማንጠጣ ሰዎች ለስላሳ መጠጦች ደስ የሚል ቃና ያላቸው በተለያዩ ጣማ ጣም ያሉ መንፈስን የሚያረኩ የመጠጥ አይነቶች ናቸው።

ይህ ባህርዳር ዩኒቨርሲቲ ሰንደቃላማ የባህርዳር ዩኒቨርስቲ ሰንደቃላማ ወሃ ሰማያዊ ከለሩ ያሉ ሲሆን ጣናን አባየን የሚያስታውስ ድንቅ ዮሆነ ሰንደቃላማ ነው ባለ መድረክም በቃ ጣናን እንድናስታውል ያደርገናል፡፡